ስደት ማለት በሊቢያ የሚሰደዱት ስደት ከኢትዮጵያ በግብጽ አድርጎ በሊቢያ የሚሰደዱት በጣም የሚንገላቱ የኢትዮጵያ ህዝብ በአህኑ ሰአት ስደት ስንል ምን ማለታችን ነው?

ጠረጴዛ ወይም ወንበር ማለት ስለዚህ የምንገለገልበት ሲሆን ለተለያዩ በቃ ከጣውላ ከብረት የሚሰራት ለመደገፊያ የሚያመችና እዛው የምንሰራበት ለጥፈን የምንሰራበት ማለት ነው። ጠረጴዛ ስንል ምን ማለታችን ነው?

ጠቅላይ ሚኒስትር አብይ አህመድ ማለት የኢትዮጵያን ለጊዜው የሚያስተዳድር ጠቅላይ ጠቅላይ ሚኒስትር ዶክተር ዐቢይ አህመድ በአዲስ አበባ መቀመጫውን አድርጎ የሚያስተዳደር የብልፅግና ዋና አስተዳዳሪ ነው። ጠቅላይ ሚኒስትር ስንል ምን ማለት ነው?

ባልና ሚስት ከአንድ ላይ ሆነው ልጅ ወልደው የሚኖሩበት መኖርያ ቤት ብለን እንጠራዋለን ፤ መኖሪያ ቤት ውስጥ የተለያዩ እቃዎች አሉ እነዚህ ህጻናቶች የሚያድጉበት መኖሪያ ቤት ብለን እንጠራዋለን። መኖሪያ ቤት ስንል ምን ማለትችን ነው?

ማስጌጥ ዉስጥ ብንወስድ የተለያዩ የጥፍር ቀለማቶች አሉ። ቀለማትን እንደት አድርገን እናስጌጣለን? ለምሳሌ ግድግዳ ላይ እንደ አድርገን ነው የምንቀባው? የምንቀባው ይውምናሳምረው ማስጌጥ ብለን እንጠራዋለን።

መኪና ማለት በጣም አስፈላጊ የሚባለው ከቦታ ወደ ቦታ የምንቀሳቀስበት ልዩ መሳሪያዎች ውስጥ አንዱ ነው ።ይህ ማለት እለት ከእለት አገልግሎታችን የምንጠቀበት ልዩ ልዩ መሳሪያ ነው ። መኪና ስንል ምን ማለታችን ነው? ከምን ከምን ይሰራል?

አረንጓዴ ቀለም በኢትዮጵያ በጣም የሚወደድ እና የሚታወቅ ነው ።የተለያዩ የምናስጌጥበት ቤቶችና መመሪያ ቤታችን የምንቀባበት ቀለም አረንጓዴ ቀለም ይባላል። አረንጓዴ ቀለም ማለት ልምላሜን የሚገልጽ ነው። ልምላሜ ስንል ምን ማለት ነው?

ይህ የምናየው ማሽላ ነው። ከላይ ሁና ወፍ እየጠበቀች ነው። የተለያየ በጣም አፈር ያለው ይታያል እዚህ። ለኢትዮጵያ ለምግብነት የሚያገለግል ነው። እንጀራ የሚጋገር ነው። ከዚህ የተነሳ ነው።

ኮምፒተር ማለት ኤሌክትሮኒክስ ውስጥ የሚመደብ ሲሆን፤ የተለያዩ የሰዎችን ስራ ቀለል አግርጎ የሚሰራ የተለያዩ ፕሮግራሞችን የሚጽፉ ኮምፒተር ብለን እንጠራዋለን። ኮምፒተር ስንል ምን ማለታችን ነው? ለምንስ ይጠቅማል?

የኢትዮጵያ ኦርቶዶክስ ኦርቶዶክስ ተዋህዶ ሀይማኖት ማለት እግዚአብሔር ስላሴ ሶስትም አንድም ናቸው ብሎ የሚያምን ተዋሐደ የሚለው እምነት ያለው ሀይማኖት ነው ።ተዋህዶ ሃይማኖት ማለት ምን ማለት ነው? በምንስ ይለያል?

ቤተክርስትያን ማለት በተለያየ የእደ ጥበብ ህንፃ የምትሰራ የተለያዩ ቅርፅ ያለባት የምታምር ቤተክርስቲያን ብለን እንጠራታለን:: ግንባታ ከአሸዋ ከሲሚንቶ ከሞራ ድንግይም ሊሰራ ይችላል:: ቤተክርስቲያን ስንል ምን ማለታችን ነው? ግንባታ ስንልስ ምን ማለታችን ነው?

ብስኩት የምንለው በላስቲክ የታሸገ ሁኖ ለምግብነት የምንጠቀምበት በተለይ ለህፃናቶች የምንጠቀመው የተለያየ ንጥረ ነገሮች ያሉት ብስኩት ይባላል ።ብስኩት ከምን ከምን ይሰራል? ከየትስ ይገኛል?

የእደጥበብ ወይም የሸክላ ስራ ማለት ድስት ለምሳሌ የሆነ ድስት ሚሰራ ለወጥ በጣም ሚያጣፍጥ ወጥን የምንሰራበትኝ የድሮ እናታችን እና አባቶቻችን የሚጠቀሙበት ድስት ነዉ ። ድስት ከምን ከምን ይሰራል? ለምንስ እንጠቀምበታለን ?

ጣና ማለት በጣም በባህር ዳር ከተማ በጣም መዝናኛ የሚሆነው በጣም የሚገርም በማታ ላይ ጥሩ ነፋሻ አየር የምናገኝበት ጣና ብለን እንጠረዋለን ። ጣና በኢትዮጵያ ደረጃ በጣም ሰፊ የሚባለው ሀይቅ ዘጠኝ ሜትር ጥልቀት ያለው ነው ። ጣና ስንል ምን ማለት ነው? የትስ ይገኛል?

ቤዝ ከተለያየን ሲሚንቶ ድንጋይ አሸዋ ተሰባስቦ የሚሰራ የግንባታ አይነት ነው:: ይህ ቤዝ ለተለያየ መኖሪያ እና ለስራ የምያገግልበት ነው:: የተለያየ ቁሳቁሶች የሚሰራ ማለት ነው:: ግንባታ ስንል ምን ማለታችን ነው ቤትስ ከምን ከምን ይሰራል?

ይሄ የኢትዮጵያ ባህላዊ ምግብ ሲሆን በስልስ ወይም በቅቤ ሆኖ የተቀባ ትኩስ እንጀራ ነዉ። ታጥፎ ይታያል። ከኋላዉ ሁላ እራሱ በደንብ ሰርጿል። በጣም ደስ የሚል ነዉ ለመብላት።

ነርስ ማለት በአንድ ሆስፒታል ሆኖ በተላላኪነት ወይም ደግሞ መድሃኒት ታማሚዎችን በመንከባከብ የሚያገለግል ነርስ ብለን እንጠራዋለን ። በተለይ ሆስፒታሎች ፣ ክኒሊኮች፣ ጤና ጣቢያዎች የሚያገለግል ነው ። ነርስ ማለት ምን ማለት ነው ? ምን ምንስ ይሰራል ?

ማስጌጥ በውስጡ ብርን ብንወስድ አሁን ለምሳሌ የተለያየ በጆሮ ጌጥ በሀብል አድርገን ይሄ ከፀጉራችን የምንሰቅለው ሆኖ የምናስጌጥበት ብር እናያለን። ብር ስንል ምን ማለት ነው? እንዴትስ ማስጌጥ እንችላለን?

ቤተ መጽሐፍት ማለት የተለያዩ መፅሀፍትን የምናገኝበት ፣የምናነብበት፣ የምንማርበት በህዝብ ደረጃ ቤተ መጻሕፍት ብለን እንጠራቸዋለን።

አቮካዶ ማለት ለፀጉር የምንጠቀምበትኝ በጁስ መልኩ የሚጠጣ ለሰውነት በጣም ተስማሚ የሆነ አቮካዶ ብለን እንጠራዋለን። አቮካዶ የፍራፍሬ አይነት ነው ።አቮካዶ ስንል ምን ማለት ነው? በየትስ ይገኛል? ለምን ነው የሚጠቅመን?

አቮካዶ ማለት በጣም ለጤና ተስማሚ የሆነ ዳጀስን የምጠቀምበትኝ ለፀጉበት ለውበት መጠበቅ የሚጠቀሙበትኝ የፍራፈሪ አይነት ነው አቮካዶ በተለያየ በኢትዮጵያ ገበሬ አካባቢ የሚገኝበት በደቡብ በስፋት ይገኛል። አቮካዶ ከምን ከምን ይገኛል? ፍራፍሬስ ስንል ምን ማለታችን ነው?

የስራ ማስታወቂያ ማለት ስራን የምናስተዋውቅበትኝ ስራን ለማሳወቅ የሚለጠፍ ከተለያየ የማስታወቂያ የተለያየ እሱ ሚለጠፍበት የማስታወቂያ ቦታ ላይ የማስታወቂያ ቦርድ ሚለጠፈው ማስታወቂያ ብለን እንጠረዋለን የስራ ማስታወቂያ ማለት ነው። ማስታወቂያ ስንል ምን ማለታችን ነው? የስራ ማስታወቂያ ስንል ምንድን ነው?

ጥምቀት ማለት በጎንደር በጣም በኢትዮጵያ ደረጃ በጎንደር የሚከበር ጥምቀት በጣም የኢትዮጵያ ኦርቶዶክስ ተዋህዶ እምነት የሚከበር ጌታችን እየሱስ ክርስቶስ ተጠምቆ ስለነበር ጥምቀት ብለን እንጠራዋለን:: ጥምቀት እንዴት ነው የሚከበር? ጥምቀት ስንልስ ምን ማለታችን ነው?

ሽሮ በጣም የሚገርም ሚሰራው ከተለያዩ ሽንኩርት በመከተፍ፣ ዘይት በማድረግ፣ ውሃ በማድረግ ነው። ሽሮ የት የት ይሰራል? ከምን ይሰራል? ምን ጥቅሞች አሉት?

መኪና በጣም ጠቃሚ የምንለው ከቦታ ወደ ቦታ ይዞን የሚጓዝ እኛንም ጓዛችንም የምንቀሳቀስበት የመጓጓዣ አይነት ነው። በተለይ የኤሌክትሮኒክስ ጎማዎች የሚሰራ ነው። መኪና ስንል ምን ማለታችን ነው ከምን ከምንስ ይሰራል።

ጫማ ስንል ሸበጥ ጫማ አለ። ሸበጥ ስንል ነጠላ ጫማ ሁኖ ከአሸዋ የሚጠብቀን ነው። ሸበጥ ጫማ ስንል ምን ማለታችን ነው? ከምንስ ይሰራል?

ናይክ ማለት በጣም የሚገርሙ ዘመናዊ ጫማዎች ናቸው:: እነዚህ ማለት የተለያዩ የዓለማችን ምርቶች በሕዝብ የሚጠቀምበት ናይክ ብለን እንጠራዋለን:: ናይክ ስንል ምን ማለታችን ነው? ናይክ የራሱ መለያ ራይት አለው የናይክ መለያ ምንድን ነው?

ይህ የምናየው ምስል እንጀራ እየተጋገረ ነው ።በኢትዮጽያ የሚጋገርበትና መገበሪያ ይባላል። ወይም እያፈሰስን እንጀራ ።ድንጋይ ላይ ምጣድ ተደርጎ እየተፈሰሰ ነው ።እሳቱ የጠፋ ይመስላል።

ውሃ ፡-ውሃ ለመጠጥነት የምንገለገልበት እንዲሁም ለመታጠቢያነት የሚጠቅም ውሃ ብለን እንጠራዋለን። የቧንቧ፣ የወንዝ ሊሆን ይችላል ።ውሃ ስንል ምን ማለታችን ነው ለምንስ ይጠቅማል?

እፅዋቶች ማለት ባህርዛፍ ማለት ለምሳሌ የኢትዮጵያን በጣም አሁን እየሸፈነ ያለ ረጃጅም ለቤት መስሪያ ለተለያዩ ድልድዮች መስሪያ ለመብራት መዘርጊያ የሚያገለግል ባህር ዛፍ ነው:: ባህር ዛፍ ስንል ምን ማለታችን ነው? ምን አይነት ዛፍ ነው?

ሽሮ ወጥ ማለት የተለያዩ የኢትዮጵያ በጣም ተፈላጊነት ያለው የተለያየ ሆኖ የሚዘጋጅ ሽሮ ወጥ እንለዋለን። ሽሮ ወጥ የተለያየ የአሰራር ዘዴዎች አሉት። ዱቄቱ የበቂላ ዱቄት ሆኖ ነው ።ሽሮ ወጥ ከምን ከምን ይዘጋጃል?

አርማ ማለት አንድን ነገር አሻራ የምናስቀምጥበት አርማ ብለን እንጠራዋለን ።ለምሳሌ የኢትዮጵያ ሰንደቅ አላማ አርማ ስንል አረንጓደ ቢጫ ቀይ ሆኖ አርማ ስንል ምን ማለታችን ነው?

እሩጫ ማለት በአለም አቀፍ ደረጃ ኢትዮጵያ አንደኛ የምትወጣበት የስፖርት አይነት ነው። እሩጫ ማለት የመቶ ሜትር አለ የአንድ ሺ አለ የአንድሺ አምስት መቶ ሜትር አለ። እሩጫ ምን ማለት ነው ለምንስ ይጠቅማል?

ኮምፒዩተር ስንል የተለያዩ ስራዎችን ቀለል የሚያደርግ መሳሪያ ነው። ይህ ኮምፒውተር ከተለያዩ የኤሌክትሪንግ የሚሰራ ሲሆን የተለያየ ጊዜ ዘመናዊ ነገሮችን የምንጠቀምበት ስራን ቀለል የሚያደርግ ነው። ኮምፒዩተር ስንል ምን ማለታችን ነው?

ማህበራዊ ሚዲያ ቴሌግራም ለምሳሌ ቴሌግራም የተለያዩ መረጃዎችን ሼር የሚናስተላልፍበት ነው። ቴሌግራም ምን ምን እንደሚተላለፉ አዳዲስ መረጃዎች የትምህርት የሆኑት ምስል እናሳልፋለን እነሱን እናሳልፋለን ማህበራዊ ሚዲያ ስንል ምን ማለትችን ነው? እንዴትስ ነው የሚሰራው?

አስኳላ ትምህርት ወይም ሳይንስ ትምህርት ማለት እቅድ ተይዞለት በትምህርት ቤቱ የምንማረዉ የትምህርት አይነት ነዉ። ይህ ትምህርት በዩኒቨርስቲ ደረጃ በታች ሃያ ስኩል የምንማርበት ትምህርት እንለዋለን። ትምህርት ስንል ምን ማለት ነዉ? የአስኳላ ትምህርትስ ምንድን ነዉ?

ሃይማኖት ማለት አንድን ፈጣሪ ያለው በማመን ሲሆን ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምሳሌ ብንወስድ ይሄ ምሳሌ ይሆናል። ሃይማኖት ስንል ምን ማለታችን ነው?